ይህ የሚያሳየው በርገር ለሚበላን ሰው ነው ችብስ ይዛለች ምናም ነገር እና ደግሞ በርገር የሚሰራው እንደሚታወቀው ከዳቦ እና ስጋ አንዳንድ አትክልቶች ይጨመሩበታል ችብሱ ደግሞ የተሰራው ከድንች ክትፍ ነው።

በገጠሪቷ ኢትዮጵያ ክልል የሚደረግ የፈረስ ግልቢያ ውድድር።

ጎንደር ሰሞኑን ይሠራ ከነበረው እንትን ምንድነው ይሄ የኮሪደር ልማት ላይ የነበረ እናት ጎንደር የሚል ጽሁፍ ነው የምናየው ጎንደር አካባቢ መሆኑን ያመለክታል።

ይህ ጥጥ አበባ ወይም ጥጥ ሚመረጡበት አበባ በሀገራችን የኢትዮጵያ ክልል ይገኛል።

ቦለቅ ይባላል ፤ በሀገራችን ኢትዮጵያ ክልል በደቡቡ አከባቢ ተዘርቶ የሚበቅል ቦሎቅ የሚባል የጥራጥሬ አይነት ነው ማለት ነው።

የአገራችንን ማለት የኢትዮጵያን አርሶአደሮችን የሚያሳይ ፎቶ ነው እና ደግሞ የኢትዮጵያን ገጽታዋን መልከአምድሯን የሚያሳይ ፎቶ ነው እንደምናየው መልክአምድሩ እጅግ ተስማሚ እና መቹ እንደሆነ እና ለአርስዋደሮች ደግሞ ትምህርት

ወሎ አከባቢ የሚጨፈር ባህላዊ ጭፈራ ነው ፤ ወንዶች ሆነው ዱላ ይዘው የሚጨፍሩት የጭፈራ አይነት ሲሆን ኢትዮጵያ ዉስጥ ይደረጋል ማለት ነው።

በባህላዊ መድሃኒት ሞሪንጋ የሚባለው ለብዙ አይነት ህመሞች የሚሆን።

በገጠሪቷ የኢትዮጵያ አከባቢ የሚገኝ አንድ ትንሺዬ መንደር ነው ፤ በጎች ወይም ደሞ በሳር የተሰሩ ቤቶች ስብስብ ነው ፤ እና ደሞ ቦታው ደሞ የእርሻ ቦታ እንደሆነ የሚያመላክት ነገር አለው፣ እርሻዉ ተነስቶ ማለት ነው።

ሽፍን ጫማ ነው ፤ ወንዶች የሚያረጉት ሽፍን ጫማ አይነት ሲሆን ስሙም ደሞ ሸራ ጫማ ተብሎ ይታወቃል። በባህር ቃል ደሞ ስኔከር ሊሉት ይችላሉ ባእዶች እኛ ባናቀውም ማለት ነው።

ጥቅል ጎመን ነው ፤ ኢትዮጵያ ዉስጥ ከሚመረቱ አዝእርቶች መካከል ጥቅል ጎመን የምንለው ምርት ነው።

ዶቭ የተሰኘ ለቆዳ ተስማሚ የሆነ ሻምፖ ተብሎ የሚጠራ የቆዳ ቅባት ነው።

ይህ የምናየው ምስል በኢትዮጵያ የገጠሪቱ ክልል አርሶአደሮች ዘራቸውን ሲዘሩ የሚያሳይ ምስል ነው። እና እንስቶች ዘር ሲዘሩ።

በኢንዱስትሪ አካባቢ እንስቶች ልብስ ሲሰፉ የሚያሳይ ምስል ነው።

የኢትዮጵያ አንስቶች የሚለበሱት ባህላዊ ልብስ አይነት ነው። እና ሴቶች ብቻ የሚለብሱት ባህላዊ ልብስ ነጭ እና የወሎ ልብስ ነው።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የምትጠቀምበት መስቀል ነው። ዲያቆናት ነው ገመዷ ደግሞ እመቤታችን ለቶማስ የስጠቸው የመግነዝ ጨርቅ እንደሆን ይወራል መስቀሉ ላይ ጌታችን መዳህኒታችን ተስቅሎ እያለን። መስቀሉ

ይህ ደግሞ አርሶ አደሮች ዘራቸውን ሰብስበው በአንድ ላይ ወደ ቤታቸው ሲሄዱ የሚያሳይ ምስል ነው።

ይህ መምስሉ ላይ የምንመለከተው በጣናይ ሀይቅ ዳር የተነሳ አጂግ የሚያምር የተፈጥሮ ኣካባቢ ስፍራ ነው። አናንተ አዚህ ቦታ ሄዳችሑ ታውቃላችሑ?

ይህ ምስል የሚያሳዬን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ለሆሳዕና ምስል።

ሌማት የሚባል አንድ ድንቅ ክትፎ ቤት አለ። እና የሱ ማስታወቂያ ነገር ነው ።

የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን አምልኮን ከምትፈጽምባቻ መሣሪያዎች መካከል አንዱ በስም ጽናጽል የተባለው መሳሪያ ነው።

ይሄ የምናየው ምስል የሙዚቃ መሳሪያ ነው። በአንዳንድ የአለም ክፍለ ሀገሮች የሚጠቀሙት መሳሪያዎች ናቸው። የሙዚቃ ከምንጠቀምባቸው መሳሪያዎች መካከል አንዱ መሳሪያ ይህኛው መሳሪያ መሆኑን እንናገራለን።

የደረሰ የስንዴ ዘር ነው እና ሊታጨድ የደረሰ መሆኑን የሚያሳየን ይመስላል።

አንድት ጎበዝ አንስት የተለያዩ ጫማ ጥርጊያ ስራ ላይ ተሰማርታ የወንድ ጫማ እያጸዳች የሚያሳይ ምስል ነው ማለት ነው።

ይሄም ደግሞ ምንድን ነው ይሄ እርሻ ወይም አርሶ አደሮች በመደብ በመደብ አድርጎ እየሰሩ የሚያሳይ ምስል ነው።

በአንድ የኢትዮጵያ ክፍለ ሀገር ገጽታን የሚያሳይ ሲሆን ተራራማ ነው። በአለት የተሸፈነ ሜዳን ያሳያል።